የአውራምባ ማህበረሰብ እነዚህ ማህበረሰቦች ሴቱ የወንዱን ወንዱ የሴቱ ስራ የሚሠሩ ተደጋግፈው የሚኖሩ የኔ ያአንተ የሚል የስራ ክፍፍል የሌላቸው ህዝቦች ያሉበት ወይም ማህበረሰቦች ያሉበት ማህበረሰብ ነው።

ካልኩሌተር እንዱ የኤሌክትሮኒክስ እቃ ሲሆን፤ ሰአት የሚሰሩ ካልኩሌተሮችም አሉ። ካልኩሌተር በዋነኚነት የሂሳብ ስሌቶችን ለመስራት የምንጠቀምበት የኤሌክትሮኒክስ እቃ ነው።

ኮምፒዩተር ኮምፒዩተር የቢሮ ዕቃ ሲሆን የተለያዩ ፋይሎችን የምናስቀመጥበት እንዲሁም ደግሞ የተለያዩ ስራዎችን የምንሰራበት ዋነኛ የቢሮ ዕቃ ነው።

መከላከያ ከህግ አስከባሪ ውስጥ የሚመደብ ሲሆን ይህም የሀገርን ዳር ድንበር ወሰን ማስከበር ሀገርን ከጠላት ከዝርፊያ ለመጠበቅ ራሱን ለሀገሩ የሰጠ ህግ አስከባሪ ነው።

ሚሊሻ ህግ አስከባሪ አካል ሲሆን የተለያዩ ቀበሌዎች ጉጦች ያሉ እና ህግን የሚያስከብሩ አካላት ናቸው።

ማንአልሞሽ ሊሞ በጣም በብዙ ስራዎች ወይም ሙዚቃዎቿ ሴት እንቁ የሆነች ተወዳጅ የሆነች ዘፋኝ ስትሆን አሁን እንደሌሎች በህይወት የሌለች ዘፋኝ ነች።

ፖሊስነት አንዱ ስራ ነው። ይህም ስራ ፀጥታ እንዳይፈርስ ፣ወንጀለኛ እንዳይበዛ ፣ወንጀለኛን በመያዝ ወደ ህግ በማቅረብ ፣በማረም ይህን ሁሉ የሚያደርግ ፖሊስ ነው።

የመንገድ የመሰረተ ልማት መንገድ ከመሰረተ ልማት ውስጥ የሚጠቀስ ሲሆን፤ ይህም መንገድን መንገድ ባልደረባቸው መንገድ ዝርጋታ በሌለባቸው አካባቢዎች መንገድ ዝርጋታን ማካሄድ አንዱ መሠረተ ልማት ነው።

ልደት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚከበር ሲሆን ይህም የጌታችን እየሱስ ክርስቶስ የልደት በዓል መሰረት በማድረግ ታህሳስ 29 ይከበራል።

ፕሪንተር ፕሪተር አንዱ ኤሌክትሮኒክስ የተለያዩ ነገሮችን ፕሪንት ለማድረግ በተለያዩ ኮፒ ቤቶች ውስጥ የምናገኘው የኤሌክትሮኒክስ ዕቃ ነው።

የእጅ ጌታጌጥ በእጅ ላይ በድሮ ሰዓት ሴቶች ዲኮር የሚባል ጌጥ በእጃቸው ላይ ያጠልቁ ነበር አሁን ደግሞ የተለያዩ አግድም የሚመስሉ ነገሮች በእጅ ባስኬቶች ይደረጋሉ እንዲሁም ደግሞ ቀለበትም አንዱ የእጅ ጌጥ ነው።

አፄ ሚኒልክ አፄ ሚኒልክ የአድዋ እድልን ያቀዳጁ በ 1888 ኢጣሊያንን ድል የነሱ ታላቅ መሪና አባት የኢትዮጵያን ክብር ያቆዩ መሪ ናቸው።

አውራምባ ማህበረሰብ አውራምባ የሚገኙ ማህበረሰቦች ተደጋግፈው የሚኖሩ በጣም የሚያስድንቁ ሕዝቦች ሲሆኑ የሚያስደንቀው ነገር በሴቶች እና በሆንዶች መካከል የስራ ክፍፍል የለም ተባብረው የሚሰሩ ናቸው።

በጎንደር ዘመነ መንግስት ከነበሩ ታላላቅ መሪዎች መካከል አፄ ዩሀንስን መጥቀስ እንችላለን። አፄ ዩሀንስ ከታላላቅ እና ታዋቂ መሪዎች መካከል አንዶቹ ናቸው ማለት ነው።

ሐጽቴው ድሩስ ከታዋቂ መሪዎች አንዱ ሲሆን ጀግና መሪ የነበረ እና ለጠላት እጃልሰትም ብሎ በነቾች እጃልሞትን ብሎ እራሱን በራሱ ሽጉጥ ያጠፋ ታላቅ ጀግና ልጉስ ነው።

ዘንዶ በውሃ ውስጥ የሚኖር የዱር እንስሳት ሲሆን ሌሎች እንስሳቶችንም ሰዎችንም ታገኘ የሚውጥ በጣም አስፈሪ በውሃ ውስጥ የሚኖር የዱርእንስሳት ነው።

ትምህርት ቤት አንዱ መሰረታዊ አገልግሎት ሲሆን የተለያዩ ተማሪዎች ወይም ድግሞ ምሁራኖች የሚወጡበት ከመሰረታዊ አገልግሎት ውስጥ የምንጣቅሰው አንዱ ትምህርት ቤት ነው።

ዳማከሴ ባህላዊ ክምናን ወይም ደግሞ ወደ ሆስፒታል የመደህ ጤና ጣቢያ ሳይሄዱ ፈውስን የሚያስገኝ የባህላዊ ክምና አይነት ነው።

የአገው ማህበረሰብ ባህል ለየት ያለ ባህል ያላቸው ሲሆን እነዚህ ማህበረሰቦች በተለይ ጌሾ ወይም ደመቅ አደንጓዴ ከለር ያለው ነጫጭ በጣም ብዙ ነጫጭ ቁልፎች የተተከለበት ብዙ ቁልፎች አሉት ልብስ የሚለብሱ ናቸው።

ሩጫ አንዱ የስፖርት ዓይነት ነው የተለያዩ የርቀት ክፍሎች ሲኖሩ እስከ ከፍተኛ ድረስ የኢትዮጵያ የታወቀ ስትሆን በርካታ ጀግና ሯጮች ብዙ ዋንጫዎች አሉ

ሰፌድ የቤትትቃ ሲሆን ይህ የትቃ በጣም ዘርፈ ብዙ ጥቅሜ ያለው እናቶች ሰፍተው የሚያዘጋጁት የተለያዩ እህሎችን ከአስር ወንም ደግሞ ከሌላ ነገር ለመልቀም ለማበጠር የሚያገለግል እቃ ነው

ባሌይ በቤት ውስጥ የምንጠቀምበት ዕቃ ሲሆን ይህ እቃ ጣም ብዙ ነገሮችን ሊጥን ለማቡካት፣ ውሃ ለማስቀመጥ እንዲሁም ለሌሎችም ነገሮች የሚጠቅም ዕቃ ነው።

ፕሪንተር አንዱ የቪሮ እቃ እና ኤሌክትሮኒክ ስጋ ነው ይህም ስካነር ሀርቲኮፕዎችን ወደ ሶፍት እንደሚቀይር ሁሉ ይህ ደግሞ ሶፍትን በፒድኤቭ በወርድ እንደውመ ተለያዩ የፋይል አይነቶች ያለንን ወደ ሃርዲኮፕ ወደ ወረቀት ለመቀየር ለማውጣት የሚያገለግል ነው።

ክሽ እንደብረከርቤ በአም03ለወደዳ ውስጥ የሚገኝ ከፍተኛ ቦታ ሲሆን ብርድማ ነው ተራራው በታ ማስደናቂ መስቀል ያለው እና ቅዱስ መስቀሉ ኢየሱቅዱስ አይተሰቀለበት ቅዱስ መስቃል የሚገኝበት ታሪካዊ ቦታ ነው።

የሙርሲ ባህል ይህ ባህል በጣም የሚያስገርም በከንፈራቸው አካባቢ ከንፈራቸውን በማስቆረጥ ሸክላ እያስገቡ የሚያጌጡበት በተለይ ሴቶች ሸክላ እያስገቡ ያጌጣሉ እና ዲዛይነት ባህል አላቸው።